ፔፕሲ በሀገራችን ውስጥ ተወዳጅ ከሆኑት ምርቶች ዉስጥ አንዱ ሲሆን በሙሃ የለስላሳና ፋብሪካዎቹ የሚመረት በቡሬ ከተማ የሚመረት ሲሆን ሀገራችን ውስጥ እጅግ ተወዳጅ ከሆኑት ውስጥ መካከል ነው።

የእውነት እላችኋለሁ እየተዳከምኩ ይገኛለሁ ምን እንደሆነ አላውቅም ብቻ ጭንቀት ላይ ነኝ ነው ያለው ነገር ሆኖብኝ ባቆመው ደስ ይለኛል

በቀበሌዎች ላይ ማስታወቂያ ተልጥፎ ማየት የተለመደ ነው። ቀበሌዎች ላይ የተለያዩ የራ ማስታወቂያዎች እንዲሁም ማጠንቀቂያዎች እንዲሁም ደግሞ ስራ ቀን መግቢያ እና መውጫ ማስታወቂያዎች ተለጥፎ ማየት

አባይ ባስ፤ አባይ ባስ ከአዲስ አበባ እንዲሁም ደግሞ ወደ ክልል ከተሞች ለመጓጓዝ የሚያገለግል ባስ ነው። አባይ ባስ ከተሞችን ያገናኛል። አባይ ባስ በኢትዮጵያ ትልቅ አገልግሎትን እየሰጠ ይገኛል።

አልጋ ለመተኛነት የምንጠቀመው ሲሆን፤ አልጋ በኢትዮጵያ ውስጥ ትልቅ ትልቅ የሆነ ጥቅም አለው። ሰዎች ተሰራጭቶና ተመችተው እንዲተኙ ይረዳዋል ። አልጋ.

የፋኖ ፖለቲካ እንግዲህ በአሁኑ ሰአት በጣም የገነነ ፖለቲካ ነው እሱም ብልግናን እጥላለሁ ወይም ኣልገዛም ባይነት ስሜት እየተሰማው የሚገኝ ነው እንግዲህ የፋኖ ፖለቲካ ፓርቲ።

ሰዎች ስለ ስራ ያላቸው አመለካከት ከአንድም ወደ አንድ እየወረደ መጥቷል። ሰዎች ስለ ስራ ያላቸው አመለካከት እየወረደ በመጣ ቁጥር ሀገሪቱ ለተለያዩ ቀውሶች ትዳረጋለች። የገቢ ማነስ ይከሰታል።

መንዴላ በአፍሪካም ሆነ በአለም ታዋቂ መሪ ሲሆን ሰው የአፓርታይዚ አጥቢቆ ሲእንዲጠፋ ሲከራከርና ሲሟገት የነበር በደቡብ አፍሪካ ያለ መሪ ነበር።

በአሁኑ ሰዓት ሱፐርማርኬቶች በገጠር አካባቢ ባይኖሩም በትላልቅ ከተሞች ይገኛሉ። በትላልቅ ከተሞች ገበሬዉ ያመረተዉ ምርቶች በሱፐርማርኬት በቀላሉ በሰፊዉ ማስረከብ ይቻላል። የከተማ ህዝቦች አሁን በሱፐርማርኬት ምርቶች እየተገለገሉ ይኖራሉ።

የሂሳብ ትምህርት ህፃኖቶች በጣም የሚወዱት እና ምርጥ ትምህርት ነዉ። ከ1ኛ እስከ 4ኛ ክፍል በሂሳብ ትምህርት ህፃናቶች ከአንድ እስከ አንድ ሺህ ያሉ ቁጥሮችን መደመር፣ ማባዛት፣ ማካፈል እንዲሁም ልዩ ልዩ የሂሳብ ስሌቶችን ይማራሉ።

የኢትዮጵያ ለየት ለየት ያለ የተፈጥሮ አቀማመጥ ሲኖራት ፤ የኢትዮጵያ ሰሜናዊ የኢትዮጵያ ክፍል ተፈጥሮና የመሬት አቀማመጡ ኮረብታማ እና ተራራማ ሲሆን፤ በደቡባዊው ክፍሉ ደግሞ ደልዳማማ።

በባህርዳር ዉስጥ ታክሲዎችን ለመጓጓዣነት ሲጠቀሙ ማየት የተለመደ ነዉ። ታክሲዎቹን በባህርዳር ከተማ ዉስጥ ከከተማ ወደ ከተማ ከአንዱ ከክፍለ ከተማ ወደ አንዱ ክፍለ ከተማ ለመጓጓዝ ይጠቀሙባቸዋል። ታክሲዎች አሁን በባህርዳር ላይ ...

የሬዲዮ ማስታወቂያ፤ የሬድዮ ማስታወቂያ በሀገራችን ሰፋ ያሉ የዜና ማስተላለፊያ መንገዶች ሲሆኑ ይህም በገጠራማ አካባቢው እንዲሁም በከተማ አካባቢው የተለያዩ ጉዳዮችን ለህዝቡ ተደራሽ ለማድረግ ይጠቅማል።

ዜና በሃገራችን ውስጥ ተወዳጅነት ያለው በእድሜ ገፋ ያሉ ሰዎች ዜናን ማዳመጥ ይወዳሉ። ዜናን ማዳመጥ የቲቢ ዜናዎችን ማዳመጥ የሚወዱ ሽማግሌዎች እንዳሉ ሲወራ ይሰማል።

መዶሻ በአገራችን ውስጥ እንጨትንና ድንጋይ ለመፍለጥ እንጠቀምበታለን ድንጋዮችን ፈልጠን ጠርበን በተስተካከለ ቅርጽ አዘጋጅተን ቤቶችን ለመስራት፣ ለመገንባት እንገለገላለን።

ሴቶች ውበታቸውን ለመጠበቅ የተለያዩ የውበት መጠበቂያ መሳሪያዎችን ሲጠቀሙ። ከዚህም ውስጥ ማበጠሪያ፥ ሎሽን፥ የፀጉር ቅባቶች፥ የፊት ቅባቶችን ይጠቀማሉ ቆዳቸውን ለማለስለስ።

ሴቶች በቡና ቤቶች የሚሰሩ ሰዎች መካከል አንደኞች ሲሆኑ ሴቶች ቡና ቤት ላይ ያላቸው ሚና ከፍተኛ ነው። ሴቶች ቡና ቤት ላይ ቡና በማዘጋጀት እንዲሁም ደግሞ ለወንዶች የቡና ቤት አገልግሎት በመስጠት ይታወቃሉ።

በሀገራችን ውስጥ በስፋት ለምግብነት የምንጠቀመው እንጀራ ሲሆን እንጀራ በጣም በአገራችን ውስጥ ባህላዊ ምግብ ነው። እንጀራ ከጤፍ ዱቄት የሚዘጋጅ ሲሆን በጣም ብዙ ንጥረነገሮችን ይይዛል።

መቀስ በቤት ውስጥ ከምንጠቀማቸው ዕቃ ውስጥ ሲመደብ መቀስ በቤት ውስጥ የተለያዩ ነገሮችን ለመቁረጥ እንጠቀምበትን መቀስን ተጠቅመን ልብሶቻችንን የተለያዩ ዲዛይን እንድንቆርጥ ይረዳናል። መቀስ በሀገራችን ውስጥ..

የሀገራችን መለያየ ሆነው አረንጓዴ፣ ቢጫ፣ ቀይ ባንድራ በመሃለኛው ላይ ኮከብን የያዘውን ኮከቡ የብሔር ብሔረሰቦችን አንድነትና መተባበርን ሲያሳይ ቀይ ቀለሙ የራስ የሆነ መገለጫ አለው።

ሰዎች የባህር ዳርቻ ላይ መዝናናትን ይወዳሉ። የባህር ዳርቻ ላይ ህደው መዝናናትን ያዘወትራሉ። በጣና ዳርቻ ላይ የባህር ዳር ሰዎች ሲዝናኑ ማየት የተለመደ ነው።

በማህበራዊ ሚዲያ በቴሌግራም ሰዎች የተለያዩ ነገሮችን በመነጋገር እንዲሁም በማውራት የተለያዩ መልክቶችን መላላክ በቀላሉ እንዲችሉ አድርጕል:: ሕይወታችንም እያቀለለ::

በሀገራችን ለባህል ያለዉ አመለካከት ማህበረሰቡ በጣም ከፍተኛ ነዉ። በሀገራችን ዉስጥ ህዝቡ ትልቅየ የሆነ የባህል አመለካከት አለ። ሰዎች ለባህል ያላቸዉ አመለካከት ከፍተኛ ነዉ።

ተማሪዎች ከአንድ እስከ አራት የተለያዩ ትምህርቶች ይማራሉ። ከዚህ ንጉ ውስጥ የአካባቢ ሳይንስ ትምህርት አንዱ ነው የአካባቢ ሳይንስ ልጆች ስለአካባቢያቸው ስነ ምህዳር የሚያውቁበት።

በቤት ውስጥ ካሉ የቤት እንስሶቹ ውስጥ የሚመደበው በሬ ለማረስ፤ እንዲሁም ደግሞ ለምግብነት የሚውል ነው። በሬ ቀንድ ያለው በተለያዩ ቀለም ያለው ሲሆን፤ ለምግብነትም ለእርሻም አገልግሎት ይውላል።

ከስክስ ጫማ ፖሊሶች የሚለብሱት ሲሆን ፖሊሶች ከስክስ ጫማን የሚለብሱ በተለያዩ ቦታዎች ለመሮጥ እንዲሁም ደግሞ በዳገት ቦታዎች በቀላሉ መውጣት እንዲችሉ ስለሚያስችላቸው ከስክስ ጫማ ።

የአድዋ ታሪክ በኢትዮጵያ በአድዋ ምድር የተከሰተ ሲሆን ይህ የኢትዮጵያን ትልቅ አመለካከት እና ፍቅር፥ ሰላም፥ አንድነትን የሚያሳይ ታሪክ ነው።

መኮረኒ ፓስታን ጨምሮ በዘመናዊ ሱፐርማርኬቶች ውስጥ እንደ ስፓጌቲ፣ ላዛኛ እና ፉሲሊ ያሉ እጅግ በጣም ብዙ የተለያዩ የፓስታ ዓይነቶች በጥራት እና በተለያየ ዋጋ ተዘጋጅተው ለገበያ ቀርበዋል።

በሀገራችን ዉስጥ የጤፍ ምርቶች ከግብርና ምርቶች ዉስጥ ሲሆን ይህ በሀገራችን ዉስጥ በጣም አስፈላጊ የግብርና ምርቶች ዉስጥ ይመደባል። እንጀራ የሚባለዉን ለማምረት ለማዘጋጀት ይረዳል።

ሴቶች ውበታቸውን ለመጠበቅ የተለያዩ ምርቶችን ሲጠቁሙ የፀጉር ማጥቆሪያን መጠቀም የተለመደ ነው። ሴቶች የጸጉር ማጥቆሪያን በመጠቀም ወደ ወርቃማ ቀለም መቀየር በአሁኑ ሰዓት

ሰዎች ለጌጥ የሚሰጡት አመለካከት ከፍተኛ ስለሆነ ቤታቸውን የቤታቸውን ዙሪያ እንዲሁም አካባቢያቸውን ለማስጌጥ ይለፋሉ:: ምክንያቱም ሰዎች በጌጡ ይማረካሉ ይሰባሉ ጌጥ ::

ፓፓያ በጣም የሚወደድ እና ለየት ያለ ጣዕም ያለው የአትክልት እና ፍራፍሬ ዘር ሲሆን ፓፓያ ከሀገራችን ውስጥ ከሚመረቱት ከማንጎ፣ አቮካዶ፣ ከሙዝ በመቀጠል ይመደባል።

የተለያዩ ባህሎች ሲኖሩ የአውራምባ ባህል አንዱ ኢትዮጵያ ውስጥ በደቡብ ጎንደር የሚኖሩ ሰዎች ባህል ነው ይግ ባህል ሃይማኖትታቸዉ ስራ ነው ለየት ያመለካከት!

ማስታወቂያ ምርትን፣ አገልግሎትን ወይም ሐሳብን ለተወሰነ ታዳሚ ለማስተዋወቅ የሚደረግ የሚከፈልበት የግንኙነት ዘዴ ነው።

ንግድ ትርፍ ለማግኘት ሲባል የሚደረግ የእቃዎችና የአገልግሎቶች ልውውጥ ሲሆን ግብይት ደግሞ ገዥዎችንና ሻጮችን የሚያገናኝ ሂደት ነው።

በኛ ሀገር ውስጥ የሱፐርማርኬት ምርቶች እስከዚህም ነው በሀገራችን ውስጥ በገጠር በዝቅተኛ ከተሞች ሱፐርማርኬቶች ብዙም ስለማይገኙ ሱፐርማርኬት ምርቶችን ብዙም አይጠቀሙም።

አቦካዶ ከአትክልትና ፍራፍሬ ውስጥ የሚመደብ ሲሆን ገበሬዎች በስፋት የሚያመርቱት ለምግብነት የምንጠቀምበት ነው።

በባህር ዳር ዙሪያ የሚገኙ የተፈጥሮ እና የአካባቢው ስነ ምህዳሮች ለባህር ዳር ጥሩ ልዩ ውበትን እየሰጡ ይገኛሉ ። በባህር ዳር አጠገብ ጎን ሚገኘው የጣና ሀይቅ ለከተማይቱ ትልቅ ውበት ሁኖ እያገለገለ ይገኛል ።

እፅዋቶች በአገራችን ውስጥ ልዩ ልዩ ባህላዊም ሆነ ተፈጥሮአዊ ጥቅም አላቸው። እፅዋቶች ለምግብነትም ይውላሉ። ደግሞ ባህላዊ መልክ ውስጥ የተለያዩ ዓመት ባሎች ይከበሩበታል።

ማስታወቂያ ምርትን፣ አገልግሎትን ወይም ሐሳብን ለተወሰነ ታዳሚ ለማስተዋወቅ የሚደረግ የሚከፈልበት የግንኙነት ዘዴ ነው።

በአገራችን በአሁኑ ሰዓት የቱሪዝም እየተቀዛቀዘ ይገኛል አገራችን የአሁኑ በአሁኑ ሰዓት የሰላም ችግር በመገምገም በማጋጠሙ ምክንያት ቱሪዝም እየተንቀቀሰ ነው.

መናፈሻ ቦታዎች የምንላቸው እኛ በሃገራችን እና ቡናዎች ካፈዎች ቤቶች እንዲሁም ደግሞ ሌሎች ሌሎች ቦታዎችን መናፈሻ ቦታ ብለን እንላቸዋለን መናፈሻ ቦታዎች በጣም አስደሳችና ማራኪ ቦታዎች ናቸው::

በሱፐር ማርኬት ምርቶች ውስጥ ከምናገኛቸው ውጤቶች ውስጥ አንዱ ፖስታ ይህ ሰዎች ለ ምግብነት የሚጠቀሙት ነው ።ይህ የምግብ ዓይነት በከተማ በትላልቅ ከተሞች አዘውትሮ በመመገብ ላይ ይገኛሉ።

ነጋሪት ጋዜጣ በኢትዮጵያ ውስጥ ከሚገዙ ንውስ የጋዜጣ አይነት ሲሆን እረጅም ጊዜና ተወዳጅነትን ያካበተ ጋዜጣ አቅራቢ ድርጅት ነው። ይህ ጋዜጣ ለረጅም ጊዜ ዜናዎችን

በኢትዮጵያ የተለያየ የመሬት አቀማመጥ እና የተፈጥሮ ስነምህዳር ሲኖሩ ኢትዮጵያ ውስጥ ኮረብታማ መሬቶችን ማየት የተለመደ ነው። ግን አሁን በምንኖርበት አካባቢ ባህርዳር ዳርቻ መሬቱ ለጥ ያለ

የአስኳላ ትምህርት እንግዲህ ሀገራችን በዓለም አቀፍ ደረጃ የተለመደ ትምህርት ነው። እሱም ተማሪዎች የተለያዩ ጠቃሚ ነገሮችን ለሕይወታችን ጠቃሚ ነገሮች የሚያገኙበት የትምህርት ዘርፍ ነው እንግዲህ የአስኳላ ትምህርት በጣም ገራሚ ትምህርት ነው።

ፋኖ እንግድህ አንዱ የፖለቲካ አካል ነው። እንዲህ በአለንበት ዘመን አሁን ብልጽግና ፓርቲን እጥላለሁ ብሎ እየለፋ የሚገኝ ነፍጠኛ ኃይል ነው። ፋኖ ማለት በአማራ ክልል የሚገኝ የአማራ ክልል ነጻ አውጭ ታጋይ ነኝ ብሉ ራሱን የሚጠራ ፋኖ ነው እንግዲህ።

ዳንስ እንግዲህ ሀገራችን ባህል ካሉ ባህላቶች ውስጥ አንዱ ነው። እሱ እንግዲ የተለያዩ የዳንስ ባህል አለን የጎንደሬኛ የራሱ ዳንስ አለው። የጎጃም፣ የወሎ የራሱን ሁሉም የየራሱ ዳንስ አለው እንግዲህ..

ቤታችንን እናስጌጣለን። ቤታችንን የምናስጌው ስለ ልቦናችን ደስ ይለው ዘንድ እርካታ እናገኝ ዘንድ ቤታችንን ማስጌጥ ተያይዘነዋል። ቤታችንን ለማስጌጥ ኮርኒስ እንዲሁም ደግሞ ሌሎችን ነገሮችንም እንጠቀማለን።

በሀገራችን ከአትክልትና ፍራፍሬ ውስጥ አንዱ ሲሆን እንጀራን ለማዘጋጀት እንጠቀምበታለን። ዱቄት እንጀራን ለማዘጋጀት ይረዳል።

ከመጓጓዣዎች ውስጥ የሆነው አንዱ እንስሳቶች ለመጓጓዣነት መጠቀም አሁንም በኢትዮጵያ እንደቀጠለ ነው። በአሁኑ ሰአት በቅሎ ፣አህያ ፣ፈረስን ለመጓጓዣነት በገጠራማው የኢትዮጵያ ክፍል አገልግሎት ላይ።

የማዲንጎ ሙዚቃ፤ የማዲንጎ ሙዚቃ በሃገራችን ታዋቂ ከሚባሉ ሙዚቃዎች መካከል አንዱ ሲሆን ይህም ስለ ሃገር ፍቅር እንዲሁም ስለሃገር ሰላም እና አንድነት የሚዘፈን፤ ለህዝቦች ማራኪ የሆነ ሙዚቃ ነው።

ፖሊሶች በሀገራችን ውስጥ የተለያዩ ህግን የማስከበር ሚና ሲኖራቸው የፖሊሶች ህግ የማስከበር ሚና በጣም ከፍተኛ ነው። ፖሊሶች በሀገራችን እና በከተሞች ላይ ህግን በማስከበር ላይ

ጤፍ በሀገራቸውን ውስጥ ለምግብነት የሚውሉ እንጀራን ለማዘጋጀት የምንጠቀምበት ነው። ጤፍን በገበሬዎች ከተመረተ በኋላ በማድረቅና በማስፈጨት ለእንጀራ የምግብ አቅርቦት እንዲውል እናደርገዋለን።

ሰዎች መርከብን ተጠቅመው በባህር ላይ መጓዝ የተለመደ ነው። መርከብ የባህር ላይ ጉዞን ያቀላጥፋል። በሀገራችን ውስጥ ምንም የባህር መጓጓዣ በር ባይኖርም ከሀገር ውጭ ለማጓጓዝ ይረዳል።

ማጨት ገበሬዎች እህልን ለማጨድ የሚጠቀሙበት እና እህልን ሰብስበው ወደ ጎተራ ለማስገባት ማጭድን ተጠቅሞ ጤፍን አጭደደው ከምረው ምርትን ለመሰብሰብ ይጠቀሙበታል።

ካልኩሌተር ዝቅተኛ እና መለስተኛ የኤሌክትሮኒክስ ዕቃ ስትሆን ካልኩሌተር ሰዎች ሂሳብ ስሌቶችን ለማስላት መደመር ፣ መቀነስን ለመስራት የሚጠቀሙበት ነው ። ይህ ስራን የሚያፋጥን

የጆሮ ሴቶች በጆሮአቸው ላይ የሚያስቀምጡት ለመዋብ የሚጠቀሙት ጌጥ ነው። ይህ ጌጥ ሴቶች ከወርቅ፣ ከብር እንዲሁም ደግሞ ከንሃስ በማሰራት ይጠቀሙታል።

ሚኒሻወች በሀገራችን ታጣቂ ኃይሎች ሲሆኑ ሰላም በማስከበር ትልቅ ሚና አላቸው ፖሊሶች በሀገራችን ውስጥ ሰላም በማስከበር ትልቅ ሚና እየተወጡ ያሉ ናቸው።

ከጀመርኩት ላይ ስቀጥል ባንዲራው አረንጓዴ ቀለም ልምላሜን ሲያሳይ ቢጫ ደግሞ ሰላምን ቀይ ደግሞ የአባቶቻችንን አንድነት እና ትብብርን ደም አፋሳሽ የሆነውን ትብብራቸውን ያሳያል ።

ልጆች ለማህበረሰብ ያላቸው አመለካከት የተስተካከለ ያማረ ይሆን ዘንድ በቲቪ የልጆች ፕሮግራም ሲተላለፍ ስለማህበረሰብ ልዩ ግንዛቤ እንድኖራቸው ማድረግ አስፈላጊ ነው።

ሰዎች በሂወታቸው ምን እንደሚያስደስታቸው ሲጠይቋቸው የማህበረሰብ እና ቤተሰብ ቁርኝነት በጣም የሚያስደስተን ሰዎች ትኩረት ከሚሰጡት ነገሮች መካከል ውስጥ ነው ።

ቲክቶክ በአሁኑ እየተስፋፋ ያለ ማህበራዊ ሚዲያ ነው እንግዲህ እሱ ብዙ ሰዎች የቲክቶክ በመክፈት አድስ ነገሮችን የተለያዩ መረጃዎችን የሚልቁበት ማህበራዊ አውታር ነው እንግዲህ በአሁኑ ሰከት።

በባህርዳር ከተማ የተገነባው የአባይ ድልድይ ሁለቱን የከተሞች ክፍሎች ለማገናኘት ይረዳል አባይ ማዶና ወዲህ ማዶ ያሉ ከተሞችን ለማገናኘት ሲል የተገነባው በአፍሪካ የተገነባው ትልቁ ድልድይ መሆንም ችሏል።

ይህ የኢትዮጵያ ሰንደቅ አላማ በሀገራችን ውስጥ ትልቅ ግምት ከሚሰጣቸው ነገሮች ውስጥ አንዱ ሲሆን ከአረንጓዴ ቢጫና ቀይ ቀለም ይይዛል። ይህ ሁሉም ቀለሞች የየራሳቸው የሆነ መለያ መገለጫ

የሰው ልጅ ጌጥን አብልጦ ከመውደዱ የተነሳ የሰው ልጅ ነገሮችን በማስጌጥ እና ለማስዋብ የሚሰጠው ቦታ ከፍተኛ ነው ። የጌጦች በጣም ከፍተኛ የሆነ ቦታ በልቡ ውስጥ ስላለ

በባህርዳር ላይ የሚደረጉ የባህር ዳርቻ ላይ ጉዞዎች በጣም አስደሳቾች ናቸው መርከብን ተጠቅሞ ባህር ዳርቻዎች ላይ መጓዝ ሰዎችን የሚማርክና የሚያስደስት

አንበሳ ከዱር እንስሳዎች ውስጥ አንዱ ሲሆን አንበሳ ከዱር እንስሳዎች ውስጥ ትልቁን ግዙፉ ተፈሪው እንስሳ ነው አንበሳ ከዱር እንስሳዎች ውስጥ በጣም ጠንካራውና ፈርጣማው

የስንዴ ምርት በሀገራችን ከሚገኙ የግብርና ውጤቶች መካከል አንዱ ሲሆን ይህም በሀገራችን የምግብ ዋስትና በመሆን ለህዝቦች የምግብ አገልግሎት እየሰጠ የሚገኝ ጥሩ የግብርና ምርት ነው።

የፌዴራል ፖሊስ በአገራችን ዉስጥ ህግን በማስከበር ትልቅ ሚና አለዉ። በዩኒቨርስቲዎች እና በተለያዩ ፌዴራል ግዛት ዉስጥ ያሉ ድርጅቶችን ህግ ለማስከበር ይረዳል። የፌዴራል ፖሊስ አገራቶችን ህግ አስከባሪዎች ዉስጥ አንዱ ነዉ።

ዛሬ እኔ ጠዋት በመሄድ ከሱፐር ማርኬት ወተትን ገዝቼ መጣሁ። የወተቱ ምርቶችን ከሱፐርማርኬት መግዛት የለት ተእለት ልምዴ ነው፤ ለልጆቼም እገዛለሁ።

ማንኪያ እንግዲህ በቤት እቃ ውስጥ ከምንጠቀምባቸው እቃዎች ውስጥ አንዷ ናት እንግዲህ ለተለያዩ ለሻይ ምናምን ለሻይ ማሟሚያዎች ለተለያዩ ጨው ለመቀነሻዎች የበርበሬ የተለያዩ የምንጠቀምባት ናት።

ስጋት እንግዲህ በማህበረሰቡ በሁሉ በአበዛኛው ማህበረሰብ ዘንድ ተወዳጅነት ያለው ምግብ ነው ጋ ስጋ ምግብ እንግዲ ጮማ ማለት ነው። ሆቴሎች ዘንድ ስጋ ጥብስ እየተባለ ይቀርባል በጣም እንግዲህ ለሰው ልጅ አስፈላጊ ፕሮቲን ያለው ምግብ ነው።

ሰዎች ለማስጌጥ ከሚጠቀሙባቸው ውስጥ በቤት ውስጥ ግድግዳን ለማስጌጥ ስዕሎችን እንዲሁም ደግሞ የተለያዩ ቅርፃ ቅርፆችን ያስቀምጣሉ ስዕሎች በአብዛኛው ግዜ ለማስጌጥ የምንጠቀማቸው

ዋርካ በሃገራችን ውስጥ ካሉት እጽዋቶች ውስጥ አንዱ ሲሆን በጣም ግዙፍና ዘርፈፍ ያለ ዛፍ ነው ይህ ዛፍ ከባል ጋር ብዙዎች ያገናኙታል። የአንድ ትልዋ ዋርካ በጎንደር ላይ የሚገኝ አንድ ዋርካ ነው።

ቡና እንግዲህ በሀገራችን ውስጥ ካሉ ታዋቂ መጠጦች ውስጥ አንዱ ነው ቡና እንደሚታወቀው እግዲህ ለመዝናኛ እንድሁም እንቅልፍ ለመከላከል የምንጠቀምበት የመጠጥ አይነት ነው በጣም ጠቃሚና ወሳኝ መጠጥ ነው ቡና እንግዲህ በሀገራችን ኢትዮጵያ

የሰው ልጅ ህይወቱን ቀለል አድርጎ ለመኖር አገርቤት ውስጥ የተለያዩ እቃዎችን ሲጠቀም ከነዚህም ውስጥ ወንበር አልጋ ፍራሽ እንድሁም ደግሞ የማብሰያ እቃዎችን ይጠቀማል የተለያዩ ነገሮች እቃዎች ሲኖሩ።

በኢትዮጵያ ውስጥ የዕደ ጥበብ ሞያ የተጀመረው ረጅም ጊዜ ሲሆን በአሁን ሰአት የዕደ ጥበብ ሞያዎች እየተቀላቀዙ ነው። የተለያዩ የዕደ ጥበብ ሙያዎች ሲኖሩ ከእነዚህም ውስጥ የስዕል የቅርፃ ቅርጽ

የኢትዮጵያ ባንዲራ በኢትዮጵያ ህዝብ ትልቅ ምልክትና ትልቅ ነገር ያለው የኢትዮጵያ ባንዲራ በሀገራችን ውስጥ ያለው ባንድራ አረንጓዴ ቢጫ ቀይ እና የተለያዩ ክልሎችን ባንድ ላይ አርጎ የያዘ ነው።

ሴቶች ከወንዶች በተለየ ለፋሽን ያላቸው አመለካከት ለየት ያለ ነው ። ሴቶች ለፋሽን ለየት ያለ ቦታ ይሰጡታል። ወንዶች በተቃራኒው መንገድ ደግሞ ዝቅ ያለ አመለካከት ያላቸው

በኢትዮጵያ የተለያዩ ሀይማኖቶች እና የማህበራዊ አስተሳሰቦች እንዲሁም ፅንሰ ሀሳቦች እና ሌሎች በኢትዮጵያ ዉስጥ የመልካምድር አቀማመጡ አካባቢ እፅዋቶቹ እና ለሀገሪቱ .....

በትላንት የተከበረው የኢድ አል ፈጥር አመት በዓል ለሙስሊምና ለእስልምና እምነት ተከታዮች ትልቅ አክብሮትን የሚያገኝ የሚሰጠውና የሃይማኖት ታዊ በዓል ነበር። በጣም አስደሳች ነው።

የኢትዮጵያ መልካም ምድር አቀማመጥ ለኢትዮጵያ የተለያዩ ነገሮችን አበርክቶላታል የኢትዮጵያ ደቡባዊ ክፍል ከመልካም ድር አቀማመጥ የተነሳ ከአመት እስከ ዓመት ውሃ ዝናብ እንዲያገኙ እረድቷል።

ፍቅር እስከ መቃብር በሀገራችን ውስጥ ተወዳጅነት ካጠረፉት መጽሐፍቶች ውስጥ አንዱ ሲሆን በአዲስ አለማየሁ የተፃፈ ሲሆን ፍቅር እስከ መቃብር ድረስ የሚወርድ መሆኑን የሚያሳይ ትልቅ ለፍቅር

ስልክ ስልክ ከኤሌክትሮኒክስ እቃዎች አንዱ ሲሆን ስልክ ሰዎች ለመገናኘት እና ለተለያዩ ብዙ ብዙ ነገሮች ይጠቀሙበታል ስልክ በአሁኑ ሰአት ለመሠረታዊ ነገር።

የክርስትና ሃይማኖት በኢትዮጵያ ውስጥ ከፍተኛ የህዝብ ተከታይ ያለው ሲሆን ይህ ሃይማኖት በአሁኑ ሰዓት የተንሳኤ በአል ለማክበር እየተዘጋጀ ይገኛል።

ሙዝ እንግዲህ ከአትክልቶች እና ፍራፍሬዎች ዉስጥ አንዱ ነው። እሱም በጣም ጠቃሚ እና ጣፋጭ የሆነ ምግብ ነው። ሲመገቡት በጣም ለስላሳ የሆነ ለስለስ ያለ ምግብ ነው። እንግዲህ ለበሽታ ተከላካይነትም ይጠቅመናል ሙዝ በጣም ጠቃሚ እና አስፈላጊ ነው ለሰው ልጅ ለህጻናትም ጨምሮ።

ሰዎች ቤታቸውን እንዲሁም ደግሞ የቤታቸውን ስር ያሰጌጣሉ። ቤታቸውን ለማስጌጥ በቀለም እንዲሁም ደግሞ በስዕሎች የተለያዩ ነገሮችን በማስቀመጥ ማጌጥ እየሞከሩ

ሰዎች ለማህበረሰባቸውና ለቤተሰባቸው አመለካከት ከቀን ወደ ቀን እየወረደ ይገኛል። ሰዎች ለማህበረሰቡ ያለውን አመለካከት የወረደበት ምክንያት ምን እንደሆነ ሰዎች።

እናት ፓርቲ እንግዲህ በአማራ ክልል የሚገኝ ፓርቲ ነው። የአማራን ክልል ነፃ አወጣለሁ ብሎ የተፎካካሪ ፓርቲ ነው። ይህ ከብልፅግና ፓርቲ ጋር እየተፎካከረ ያለ ፓርቲ ነው። በዚህ ሰዓት እንግዲህ እናት ፓርቲ

ፍሪዝ እንግዲህ በጣም በአሁኑ ሰአት የተለመደ የጸጉር ስሪት ነው። በሀገራችን ደረጃ በጣም ብዙ ለወንድ ሰዎች የሚጠቀሙት የጸጉር ስሪት ነው እንግዲህ ፍሪዝ።